ይህ በምስሉ ላይ የምንመለከተው አፍሮ አይገባም መስቀል ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለአገልግሎት የምንጠቀምበት መስቀል ነው። እና በብዙ ቤተ ክርስቲያኖች ይገኛል ።እና በጣም የሚያምር መስቀል ነው።